እሺ ይሄ ደሞ የምናየው በጣም የሚያምር እጅ ላይ የሚደረግ የጌጣጌጥ አይነት ነው እና ይህ ጌጣጌጥ አብዛኞዎቹ ጊዜ አዊ ብሔረሰብ ይጠቀማዋልን። እንደማይቀው ማለት ነው እና ይህ ጌጣጌጥ የሚሰራው ለምንድ ነው ሚጠቀሙትስ በምን ባዓል በዓላት ውስጥ ነው።